የቅዱስ ገብርኤል ሆስፒታል በ አዲስ አበባ የሚገኝ ሌላው ታዋቂ ህክምና ማዕከል ነዉ። አጠቃላይ የህክምና አገልግሎት የሚሰጥ ሲሆን ይህም በተለይም በማህፀን እና ፅንሰ እዲሁም በቀዶ ህክምና ዘርፎች የሚታወቅ ሆስፒታል ነዉ።

የኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ ከአንድነት በኋላ የተቋቋመ ተቃዋሚ ፓርቲ ነዉ ። በምርጫ እና በሰላማዊ መንገድ ለዲሞክራሲ ግንባታ የሚታገል ፓርቲ ነዉ።

የኢትዮጵያ መድረ ሀብት ሳተላይት የአገሪቱን የጠፈር ምርምር ያስጀመረው እና የአየር ንብረት የሚከታተል ቴክኖሎጂ ነው ስለ ውሀ ደም ግብርናና የአየር ሁኔታ ዎችን በመሰረተ ለዘላቂ ልማትና ለአደጋ ስጋት ነጻ ይጠቅማል

ኮንዶሚኒየም ሚኒባስ ኮንዶሚኒየም ሚኒባስ የሚባል በከተሞች ውስጥ ዋነኛ የህዝብ ማመላለሻ በመሆን የሚያገለግል በተወሰነ መስመር ላይ በመንቀሳቀስ ህዝብን በቅንጅት ያጓጉዛል። ይህ እንግዲህ በሰፈር አካባቢ የመጓጓዣ የሚገኝ አገልግሎት የሚሰጥ ነው ።

የቅዱስ ጴጥሮስ ስፔሻሊስ ሆስፒታል በሳምባ ነቀርሳና በደቡብ በሽታዎች የተሰማራ ነው። በተለይም የሳንባ ነቀርሳና ተዛማጅ በሽታዎችን በማከም በሀገር አቀፍ ደረጃ ይታወቃል። ለረጅም ጊዜ የሚደረግ ልዩ ህክምና የሚሰጥ ማዕከል ነው።

ቴሌ ብር በኢትዮ ቴሌኮም የሚሰጥ ቀዳሚ የሞባይል ገንዘብና ዲጂታል ፋይናንስ አገልግሎት ነው። ክፍያ መፈፀሙ ገንዘብ መላክ እና መቀበል የሚቻልበት መድረክ ነው። በአጭር ጊዜ ውስጥ ከፍተኛ ቁጥር ያላቸው ተጠቃሚዎችን በማፍራት የፋይናንስ ተደራሽነትን አስፍቷል።

ቅንጅት ለአንድነትና ለዲሞክራሲ በ 2005 ምርጫ ጠንካራ ተቃውሞ በመሰማቱ የታወቀ ጥምረት ሲሆን በኢትዮጵያ የዲሞክራሲ ታሪክ ውስጥ የከተማ ድጋፍ ተወዳዳሪ በመሆን ትልቅ ተፅዕኖ ፈጥሯል።

የአፍሪካ አረንጓዴ ልማት ጉባኤ የአየር ንብረት ለውጥንና አረንጓዴ ኢኮኖሚን የሚመለከት ታዋቂ መድረክ ነው በአፍሪካ ምንጮች በመጠቀም እና የከባቢ ጥበቃን ባረጋገጠ መንገድ ኢኮኖሚን ማሳደግ ላይ ያተኮራል።

የአለም አቀፍ የህዝብ ጤና ኮንፈረንስ በአዲስ አበባ የሚካሄድ ዓለም አቀፍ የህዝብ ጤና ስብሰባ ነው የአለም ጤና ድርጅት እና ሌሎች አካላት በመተባበር አለማቀፍ ወረኞችን የክትባት ስርጭት እና የጤና ርዓት ግንባታን ይመክራሉ

የኢትዮጵያ ንግድ ባንክ ዋና መስሪያ ቤት ህንፃ በአፍሪካ ከሚገኙት ረጃጅም ህንፃዎች አንዱ የመንግስት ንብረት ነው የሀገሪቱ የፋይናንስ ተቋም የሚመራበት ሲሆን የዘመናዊ የስነ ህንፃ ምሳሌ ነው።

የኢትዮጵያ ዝቦች አብዮታዊ ፖርቲ በደርግ ዘመን የነበረ ታሪካዊ ፓርቲ ሲሆን የማክሲዝምና ሴኒሲዝምን ፍልስፍና ይከተል የነበረ ሲሆን የደርግ ነገዛዝ በመቃወም በከተማዎች ወጣት ምሁራን ዘንድ ተቀባይነትን አግኝቶ ነበር።

ብሄራዊ ሙዚየም ታሪካዊ ቅርሶችን የሚያሳይ እና የባህል ትምህርት የሚሰጥ ማዕከል ነው። የኢትዮጵያን ባህል እና ስልጣኔ የሚያሳይ ሲሆን በተለይም የሉሲ ድንቅነሽ አፅም የዚህ ሙዚየም ዋና መስክም ነው።

የፌዴራል የስነ ምግባርና የፀረ ሙስና ኮሚሽን ህንፃ የመንግስት ስነ የሙስናን የሚዋጋበት ማዕከል ሲሆን በመንግስት ተቋማት ውስጥ ግልፀኝነትና ተጠያቂነት እንዲሰፍን ይሰራል

የአማራ ክልል ኮንደሚኒየም ማዕከል በባህርዳር ፣ጎንደር ፣ደሴ ወዘተ በአማራ ክልል ውስጥ በመንግስት ገንዘብ የተገነቡ ቤቶች ለምሳሌ በባህርዳር ጤና ሀይቅ አቅራቢያ ያሉ ሳይቶችን ጨምሮ እየሰራ የሚገኝ የቤቶች ፕሮጀክት ነው።

አማራ ክልል ከረጃጅም የሀገሪቱን ይሆን የተለያዩ የከተሞችን ያገናኛልና ለቱሪዝም ማስታወቱ የሚያደርግ ባይ ወሎ አካባቢ የሚገኝ ድልድይ ነው

የትግራይ ክልል ወሳኝ ኩህነት ምዝገባ ኤጀንሲ በክልሉ የልደት ወረቀት እና የተለያዩ ወሳኝ ክህነት ምዝገባ እንዲከናወን ያስተባብራል።

እጉዞ ለውጥ ማዕከል ወጣቶችን በማሰልጠን ላይ የሚያተኮር የልማት ማዕከል ነው የአመራር ክሎትን እና የስራ ፈጠራ ችሎታዎችን ያሳድገን ለወጣቶች ለውጥ አስተሳሰብን

ቅዱስ ገብርኤል አጠቃላይ ሆስፒታል በአዲስ አበባ ውስጥ ከተቋቋሙ የግል ሆስፒታሎች ውስጥ አንዱ ሲሆን ሰፊ የህክምና አገልግሎት በመስጠት የሚታወቅ ነው ይህ ህክምና እንግዲህ በአብዛኛው የኢትዮጵያ ካሉ የህክምና ቦታዎች ውስጥ ተጠቃሽ ነው።

የህዝብ ተወካዮች ምክር ቤት ህንፃ ወይም ፓርላማ የሀገሪቱ ዋና የህግ ከውጪ አካል መቀመጫ ነው። ህጎች የሚሰሩበት የመንግስት ስራ አስፈጻሚ አካላት የሚቆጣጠሩበትና የሃገር አቀፍ ጉዳዮች የሚወሰዱበትን ነው።

የራስ መኮንን አዳራሽ ለህዝባዊ ስብሰባዎች እና ለባህላዊ ዝግጅቶች የሚሆን አዳራሽ ሲሆን፤ በአዲስ አበባ ውስጥ ለትላልቅ ማህበራዊ፣ ባህላዊና ፖለቲካ ስብሰባዎች አገልግሎቶችን የሚሰጥ ትልቅ ማዕከል ነው።

የሳይክል አገልግሎት የሳይክል አገልግሎት ከመጓጓዣ አገልግሎቶች ውስጥ አንዱ ሲሆን ይህም እንግዲህ አንድ ሰውን ብቻ በመያዝ በከተማ ውስጥ ይህ ለመጓጓዣነት የሚያገለግል ነው ይህም ፈጣን የሆኑ ሰዎች በጣም በፍጥነት ለመንቀሳቀስ ያገለግላቸዋል።

የካባዶ 2080 በከተማዋ ሰሜናዊ ክፍትል የሚገኝ ሲሆን በመሰረት ልማዝግ ጅት ሰራ ሰፊ ሥራ እየተሰራበት ያለ እና በአዲሳባ ከተማ የከተማ ቤቶች ፕሮጀክቶች ላይ ተሰማርቶ ለከተማዋ ቤቶችን እየገነባእና የሸጠ የሚገኝ ቦታ ነው።